ከላይ የምትመለከቱት ምስል ላይ ያለው ነጭ ፣ ብርቱካናማ እና ግራጫ ቀለም ያለው እቃ ለምን ለምን አገልግሎት ሊዉል ይችላል።

ከላይ በምስሉ ላይ የምንመለከታቸው አረንጓዴ እፅዋቶች የከበበው መንገድ ምን በመባል ይታወቃል? ከየትኛውስ የሀገራችን ክፍል ወደ የትኛው የሀገራችን ሌላ ክፍል ይወስዳል ?

ከላይ የምትመለከቱት ምስል ላይ ሮዝ ቀለም ያለው የህፃናቶች አልባስ ምን ይባላል? ለምን ለምን ጥቅሞችስ ይውላል?

ከላይ የምትመለከቱት ቢጫ ቀለም ያለው እጽዋት ለምን ለምን አገልግሎት ሊውል ይችላል። ከጀርባው ያለው ብርጭቆ ውስጡ ምንድን አለው?

ከላይ ያለው ምስል ላይ የምንመለከተው ሰማያዊ ቀለም ያለው የታሸገ እቃ ለምን ለምን አገልግሎት ልንጠቀመው እንችላለን ?ስሙስ ምን በመባል በተለምዶ ይታወቃል ?

ከላይ ከምስሉ ላይ የምትመለከቱት ጥቁር ሱፍ እና እንዲሁም መነጽር ያደረገ ግለሰብ ስሙ ማን ይባላል? በምን አይነት ስራስ ተሰማርቶ ይገኛል?

ከላይ የምትመለከቱት ምስል ላይ ያለው ቀይ እና ብራማ ቀለም ያለው ህንፃ ምን በመባል ይታወቃል? እንዲሁም የትኛው የሃገራችን ክፍል ላይ ይገኛል?

ከላይ በምስሉ ላይ የምትመለከቱት ነጭ እና ቀይ ቀለም ያለው የባለ አራት እግር ተሽከርካሪ ለምን ለምን አገልግሎት ሊውል ይችላል?

ከላይ በምስሉ ላይ የምትመለከቱት የዱር እንስሳ ስሙ ምን ይባላል? በምን በምን አካባቢዎችስ በብዛት ሊገኝ ይችላል?

ከላይ የምንመለከተው ጥቁር ቀለም ያለው ባለሁለት ጎማ ተሽከርካሪ ስሙ በተለምዶ ምን በመባል ይታወቃል? እንዲሁም ለምን ለምን አገልገሎት ልንጠቀምበት እንችላለን ?

ከላይ ባለው ምስል ላይ የምትመለከቷቸው በብዙ በተለያዩ ቀለማቶች እና ጨርቃጨርቆች የተሰሩ ባህላዊ ነገሮች ምን ይባላሉ?

ከላይ በምስሉ ላይ የምትመለከቱት አረንጓዴ ቀለም ያለው ዕፅዋት ስሙ ምን ይባላል? በምን በምን ቦታቸውስ አዘውትሮ ሊበቅል ይችላል?

ከላይ የምትመለከቱት ከዛፉ ቅርንጫፍ ላይ ያለው ብርቱካናማ ቀለም ያለው የእንስሳ ስም ምን ይባላል?

ከላይ በምስሉ ላይ የምትመለከቱት የታሸገ ምግብ ምን ይባላል? በየትኛው አካባቢዎችስ ተዘወትሮው ለምግብነት ሊውል ይችላል?

ከላይ በሚገኘው ምስል ላይ የምንመለከተው የህንፃ አይነት ምን ይባላል? ለምን ለምን አገልግሎቶችስ ሊውል ይችላል?

ከላይ ከምንመለከተው ምስል ላይ የሚገኘው ተራራማ የሆነ ቦታ ለምን ለምን አገልግሎት ሊውል ይችላል ?በየትኛውስ የአገራችን ክፍል ሊገኝ ይችላል?

ከላይ በምንመለከተው ምስል ላይ ያለው ብርቱካናማ ቀለም ያለው አትክልት ምን ተብሎ ይታወቃል? ምን ምም አገልግሎትስ ይሰጣል?

ከላይ የምትመለከቱት በነጭ እና በሰማያዊ ቀለም ያሸበረቀው መጽሐፍ ስሙ ምን በመባል ይታወቃል? ጸሃፊዉስ ማን ይባላል?

ከላይ የምንመለከተው ምስል ላይ ያሉት ሰዎች በምን አይነት ድርጊት ላይ ተሳትፈው እናያቸዋለን? እንድሁም ያሉበት ቦታ በተለምዶ ምን ተብሎ ይጠራል?

ከላይ የምትመለከቷቸው ሰዎች በምን ተግባር ላይ ተሰማርተው ተያቸዋላችሁ? የያዙትስ ባህላዊ የሙዚቃ መሳሪያ ምን ይባላል?

ከላይ የምትመለከቱት ጥቁር ጃኬት እና ጥቁር ኮፍያ በእጁ የኤርፎን መሳሪያ የያዙ ሰውየ ስሙ ማን ይባላል? በምን በምን ስራዎችስ ይታወቃል?

ከላይ የምንመለከተው ምስል ላይ ያለው ቢጫ እና እንዲሁም በአረንጕዴ ተፈጥሯዊ አትክልት አሸብርቆ ያለው ቦታ ምን በመባል ይታወቃል? በየትኛውስ የሀገራችን ክፍል ይገኛል?

ከላይ በምስሉ ላይ የምትመለከቱት በቀይ በአንጓደ በሰማያዊ እና እንድሁም በቢጫ ቀለሞች የተሰራው ሰንጠረዥ ምንን ያመለክታል? የሰንጠረዡስ ስም ምን ይባላል?

ከላይ የምንመለከተው ምስል ላይ ያለው ቀይና አረንጓዴ ቀለም ያለው እጽዋት ምን በመባል በተለምዶ ይታወቃል። ለምን ለምን አገልግሎትስ ሊውል ይችላል?

ከላይ የምንመለከተው ምስል ላይ ያለው አረንጓዴ እና እንዲሁም ሰማያዊ ወንዝ ያለው ቦታ ምን በመባል ይታወቃል በተለምዶ?

ከላይ በምስሉ ላይ የምትመለከቷቸው ነጭ እንድሁም የተለያዩ ቀለም ያላቸው ልብሶች የለበሱ ሰዎች እና በእጃቸው ጋሻ እንድሁም መሳሪያ የያዙ ሰዎች ምን እያደረጉ ይገኛሉ?

ከላይ በምስሉ ላይ የምትመለከቷቸው ነጭና እንድሁም ቀይ ቀለም ያለው ልብስ የለበሱ ሰዎች ምን እያደረጉ ነው? ያሉበት ቦታስ ምን በመባል ይታወቃል?

ከላይ የምንመለከተው ምስል ላይ ያለው ቡናማ ቀለም ያለው ምግብ ምን በመባል በተለምዶ ይታወቃል? በየት በየት ቦታዎችስ ከዘውትሮ ለምግብነት ልውል ይችላል?

ከላይ የምትመለከቷቸው ነጭና ጥቁር ቀለም ያላቸው የዱር እንስሳዎች ስማቸው ምን ይባላል? በምን በምን አካባቢዎችስ በብዛት ሊገኙ ይችላሉ?

ከላይ በምስሉ ላይ የምትመለከቷቸው ሰዎች በምን ተግባር ላይ ተሰማርተው ይገኛሉ? እንስሳዎችስ ምን የሚባል ስም አላቸው? ያሉበት ቦታስ ምን ይባላል?

በምንመለከተው ምስል ላይ ያሉት ነጭ ልብስ የለበሱ ውብ ሴቶች በምን ተግባር ላይ ተሰማርተው እናያቸዋለን? እንድሁም ደግሞ ይህንን በማድረጋቸው ምን አይነት ጥቅም ሊያገኙ ይችላሉ?

ከላይ በምስሉ ላይ የምትመለከቷቸው ነጭ ነጭ ልብስ የለበሱና በአረንጓዴማ ቦታ ላይ የተቀመጡት ሴቶች ምን እያደረጉ ይገኛሉ? ያሉበት አካባቢስ ቦታው ምን ይባላል?

በምስሉ ላይ የምትመለከቷቸው ከወርቅ የተሰሩ ጌጣጌጦች ስማቸው ምን ይባላል? በምን በምን ባህል ውስጥ ያሉ ሰዎች ሊጠቀሟቸውና ሊለብሷቸው ይችላሉ?

ከላይ ያለው ምስል ላይ የምንመለከታቸው ብዙ የስፖርት እቃዎች ያሉበት ቦታ ስሙ ምን ይባላል? ሰሰዎች እዚህ ቦታ ምን አይነት አገልግሎት ለማግኘት ይመጣሉ?

ከላይ ያለው ምስል ላይ የምንመለከተው ብዙ የኤሌክትሮኒክስ እቃዎች ያሉበት ቦታ ምን በመባል ይታወቃል? ለምን ለምን አገልግሎትስ ሊውል ይችላል?

ከላይ ባለው ምስል ላይ የምንመለከታቸው ሰዎች በምን ተግባር ላይ ነው ተሰማርተው ያሉት? የለበሱት ልብስስ ምንን ያመለክታል?

ከላይ ከሚገኘው ምስል ላይ የሚታየው ግለሰብ በምን ድርጊት ላይ ተሰማርቶ ይገኛል? እያደረገ ያለውስ ነገርሰ ምን አይነት ጠቀሜታ ሊሰጥ ይችላል?

ከላይ ምስሉ ላይ የምትመለከቱት ጥቁር ቀለም ያለው መሳሪያ ስሙ ምን ይባላል? እንድሁም ለምን ለምን አገልግሎቶች ልንጠቀምበት እንችላለን?

ከላይ በምስሉ ላይ የምትመለከቷቸው ሰዎች አረንጓዴ፣ ቢጫና ቀይ ልብስ ለብሰው ምን ምን እያደረጉ ይገኛሉ ?

ከላይ በምንመለከተው ምስል ላይ ያለች ሰማያዊ ልብስ የለበሰች ልጅ ምን እየሰራች ትገኛለች? የምትሰራውስ ስራ ጥቅሙ ምንድን ምንድን ነው?

ከላይ የምንመለከተው ምስል ላይ ወጥተው ያሉት ሰዎች ምን ድርጊት ላይ እየተሳተፉ ይገኛሉ? ይህንን በማድረጋቸውስ ምን ምን አይነት ጥቅም ሊያገኙ ይችላሉ?

ከላይ በምስሉ ላይ የምትመለከቷቸው አረንጓዴ ልብስ ለብሰው ያሉት ሰዎች በምን አይነት ተግባር ላይ ተሰማርተው እናያቸዋለን? የሚሰሩት ተግባርስ ጥቅሙ ምንድን ነው?

ከላይ በምስሉ ላይ የምትመለከቷቸው ሽማግሌና ህጻን ልጅ በማበራየት ተግባር ላይ ተሰማርተው ይገኛሉ። በአካባቢያቸው ያሉት እንስሳትስ ስማቸው ምን ይባላል?

ከላይ ምስሉ ላይ የምትመለከቱት ከድንጋይ የተሰራው የጥንት ጊዜ ህንፃ ስሙ ምን ይባላል። በየትኛው የአለማችን ክፍልስ ይገኛል።

ከላይ የምትመለከቱት ምስል ላይ ቢጫ፣ ሰማያዊ፣ ጥቁርና እንዲሁም ሌሎች ቀለማቶች ያለው መለያ የየትኛው ድርጅት መለያ ነው? ድርጅቱስ በየትኛው የሀገራችን ክፍል ይገኛል?

ከላይ በምስሉ ላይ የምትመለከቱት አራት እግር ያለው ተሽከርካሪ ነጭ ቀለም እንድሁም ጥቁር መቀመጫዎች ያሉት ተሽከርካሪ ስም ምን ይባላል?

ከላይ ያለው ምስል ላይ ያለው ነጭ እና ቡኒ ሰማያዊ ቀለም ያለው ዕቃ በተለምዶ ምን በመባል ይጠቅማል። ለምን ለምን አገልግሎትስ ልንጠቀምበት እንችላለን።

ከላይ የምትመለከቱት ምስል ላይ ያለው ውሃ የሚረጭ መሳሪያ ምን በመባል ይታወቃል? መርጨቱስ ለዚህ እንስሳቶች ጥቅሙ ምንድን ነው?

ከላይ በምስሉ ላይ የምትመለከቱት ቀይ ባለአራት እግር ተሽከርካሪ ስሙ ምን ይባላል? እንዲሁም ለምን ለምን አገልግሎቶች ሰዎች ሊጠቀሙት ይችላሉ?

ከላይ የምንመለከተው ባህላዊ የሙዚቃ መሳሪያ ምን በመባል ይታወቃል? ለምን ለምን ሙዚቃዎችስ እንጠቀመዋለን?

ከላይ የምንመለከተው ምስል ላይ በአንድ ትልቅ አዳራሽ ብዙ ሰዎች ተሰብስበው ምን እያረጉ ይገኛል ያሉበትስ ቦታ ስሙ ምን ይባላል

ከላይ የምንመለከተው ጥቁር ቀለም ያለው መሳሪያ በምን በምን አገልግሎት ላይ ልንጠቀመው እንችላለን? እንድሁም የመሳሪያው ስም በመባል ይታወቃል በተለምዶ?

ከላይ በተገለጸው ምስል ላይ ያሉት ብዙ መቀመጫዎች ያለው ቦታ ስምምን ይባላል? የትስ ከተማ ውስጥ ይገኛል?

ከላይ ከምስሉ ላይ የምትመለከቱት ሰማያዊ፣ ቡናማ እንዲሁም ጥቁር ቀለም ያለው የእንስሳት ስም ምን ይባላል? በየት በየት አከባቢዎችሰ ሊገኝ ይችላል?

ከላይ በምንመለከተው ምስል ላይ ያለው በአረንጓዴ እቃዎች ታሽጎ ያለው አረንጓዴ እጽዋት ምን በመባል ይታወቃል? ለምን ለምን ጥቅምስ ሊውል ይችላል?

ከላይ የምንመለከተው ምስል ላይ ያሉት ብርቅየ የኢትዮጵያ እንስሳ ስማቸው ምን በመባል ይታወቃል? በየትኛውስ የሀገራችን ክፍል ላይ ይገኛሉ?

ከላይ የምንመለከተው ምስል ላይ ያለችው ባህላዊ ልብስ የለበሰችው ልጅ ምን እያደረገች ትገኛለች? ይህንስ የምታደርግበት ምክንያቱ ምንድን ነው?

ከላይ የምንመለከተው ምስል ላይ ያለው ግለሰብ በምን ተግባር ላይ ተሰማርቶ ልናየው እንችላለን። እንዲሁም ደግሞ ይህንን በማድረጉ የሚያገኛቸው ጥቅሞች ምንድን ናቸው?

ከላይ ያለው ምስል ላይ የምንመለከተው በነጭ እና በጥቁር ቀለም ያሸበረቀው የባህላዊ ዕቃ ምን በመባል ይታወቃል? ጥቅሙስ ምንድነው?

ከላይ ምስሉ ላይ የምትመለከቱት ብራማ ቀለም ያለው ጌጥ ምን ይባላል? ምንስ ለማመልከት ሰዎች ሊለብሱት ይችላሉ?

ከላይ የምንመለከተው ምስል ላይ አረንጓዴ ቀለም እና ነጭ ቀለም ያለው የፁህፍ ምን በመባል ይታወቃል? ፁሁፍንሰ የፃፈው ፃፊ ስሙ ማን ይባላል?

ከላይ የምንመለከተው ቦታ በተለምዶ ምን በመባል ይታወቃል? እንድሁም ደግሞ ቦታው ስሙ ምን እንደሆነ ተናገሩ።

ከላይ የምንመለከተው ምስለ ላይ ያለው ነጭ እና ባለስድስት ጎማ ተሽከርካሪ መኪና ምን በመባል ይታወቃል? ለምን ለምንስ አገልግሎት ልንጠቀምበት እንችላለን?

ከላይ በምስሉ ላይ የምትመለከቱት ሽሮአማ ከለር ያለውና በጣም ያረጀና በመጥፎ ሁኔታ ላይ ያለው ቤት በየትኛው የሀገራችን ክፍል ላይ ይገኛል።

ከላይ በምስሉ ላይ የምንትመለከቱት ነጭ፣ ሰማያዊ ቀይ እንዲሁም ወርቃማ ከለሮች ያሉትን ልብሶች የያዘው ቦታ ስሙ ምን ይባላል። ሰዎችስ ከዚህ ምን አይነት አገልግሎት ፈልገው ሊመጡ ይችላሉ።

ከላይ በምስሉ ላይ የምናየው ቢጫ የለበሰው ወጣት ወንድ ምን አያደረግ ነው፧ እያደረገ ያለው ድርጊትሥ ምን ጥቅም አሉት ፧

ከላይ ምስሉ ላይ የምትመለከቱት ከእንጨቱ ላይ ቢጫ ነገሮች የሚበዙበት እፅዋት ስሙ ምን ይባላል? በየት በየት አካባቢዎችስ በብዛት ሊበቅል ይችላል?

ከላይ ያለው ምስል ላይ እቃ ተሸክመው ያሉት የሃይማኖት አባቶች ለምንድን ነው ከላይ ያለውን ዕቃ የተሸከሙት? ለምንስ እንደዛ ሊያደርጉ ቻሉ?

ከላይ የምንመለከተው ምስል ላይ ያሉት ሰዎች ተሰብስበው ምን በማድረግ ላይ ይገኛሉ። እንዲሁም ይህ በማድረጋቸው ምን አይነት ጥቅም ሊያገኙ ይችላሉ።

ከላይ በምስሉ ላይ የምንመለከተው አራት እግር ያለው ስሙ ምን ይባላል? እዚህ ቦታ ላይስ ምን አይነት ስራ እየሰራ ይገኛል?

ከላይ በምስሉ ላይ የምትመለከቱት ደግሞ ወይነ ጠጅና አረንጓዴ ቀለም ያለው እፅዋት ስሙ ምን ይባላል ?በየትኞቹ በየትኞቹ ቦታዎችስ ሊበቅል ይችላል?

ከላይ ምስሉ ላይ የምትመለከቱት በጣም ጥርት ያለውን እና በአረንጓዴ እፅዋቶች ተከቦ ያለው ሃይቅ የትኛው የሀገራችን ክፍል ውስጥ ይገኛል።

ከላይ የምንመለከተው ምስል ላይ ያሉት ነጭ የለበሱ ግለሰቦች በምን ድርጊት ላይ ተሳትፈው እናያቸዋለን? እንዲሁ ይህ የሚያደርጉት ድርጊትስ ምን አይነት ጠቀሜታዎች አሉት?

ከላይ ከምናየው ምስል ላይ ያለው አረንጓዴና ነጭ ቀለም ያለው እፅዋት ምን በመባል ይታወቃል? በየትኛው የሀገራችን ክፍልስ ሊበቅል ይችላል?

ከላይ በምስሉ ላይ የምትመለከቷቸው በባህላዊ ልብሶችን እና ባህላዊ የጸጉር ስሬቶች አሸብርቀው ያሉት ሴቶች ምን እያደረጉ ይገኛሉ?

ከላይ የምንመለከተው ምስል ላይ ያለው አረንጓዴና ቢጫ ቀለም ያለው እፅዋት በየትኛው የሀገራችን ክፍል ላይ በብዛት ሊበቅል ይችላል።

ከላይ በምስሉ ላይ የምትመለከቷቸውና በባህላዊ ልብሶች አሸብርቀው ያሉት ሰዎች ምን እያደረጉ ይገኛሉ? ያሉበትስ ቦታ በተለምዶ ምን በመባል ይታወቃል?

ከላይ ያለው ምስል ላይ ያለው ቦታ ብዙ ባህላዊ መቀመጫዎች እና እንዲሁ ብዙ ባህላዊ ጌጣጌጦች ያሉት ቦታ ምን በመባል ይታወቃል?

ከላይ በምስሉ ላይ የምትመለከቷቸው የጨርቅ ልብሶች በላያቸው ላይ ወርቃማ ኮከብ ያላቸው ምንድን ናቸው ለምን ለምን አገልግሎቶችስ ሊውሉ ይችላሉ?